ስቶቭ ምድጃ በቤት ውስጥ በኤሌክትሪክ ግሎ ብረት ድስቱን አግሎ ወጥ መስራት የሚቻልበት ነው እኛ አሰብን ምን ያክል መለወጥ እንደምንችል?

የእንጅባራ ዩኒቨርስቲ አርማ የእንጅባራ ዩኒቨርስቲ አርማ በቅርብ ጊዜ ከተመሰረቱት አርማዎች ውስጥ አንዱ ነው። ይህ አርማ ለእንጅባራ ዩኒቨርስቲ ለብዙ ጊዜ ካገለገሉ አርማዎች ውስጥ አንዱ ነው። ይህ አርማ በጣም ብዙ አመት ከማገልገሉ የተነሳ እንጅባራ ዩኒቨርስቲ አስር አመት የተገለገለበት ነው።

ኤፍሬም ቡና ቤት ኤፍሬም ቡና በዲላ ከተማ ያለ ቡና ቤት ነው። እዛ ቡና ቤት እየገቡ ይጠቀሙ ሰዎች መነሻቸው እንደሆነ እኔ በጣም ነው የሚያሳዝነኝ። በማይጣፍጥ ቡና ብቁ ሰዎች ተሰብስበው ሲጠጡ እንመለከታለን። እኔ ለምን እየገቡ እንደሚጠጡ ብቻ አይገባኝም። ሁሌም የማይገባኝ ነገር እሱ ነው።

ጋሪ ጋሪ በአዳማ ከተማ የሚገኙ የሰው ልጅ የሚያፈቁር መጎጎጆች ውስጥ አንደኛው ነው ጋሪ በጣም አሪፍ ከመሆኑ የተነሳ ብዙ ሰዎች በዚህ ተንቀሳቅሰው ከቦታ ቦታ መንቀሳቀስ የሚፈልጉበት መንቀሳቀሻ ነው።

ወንበሮች ወንበሮች በቢሮ ውስጥ እና በቤት ውስጥ ለመቀመጫነት የምንገለግልባቸው እቃዎች ናቸው ብዙዎች በቤት ውስጥ ተጠቅመው ተደላድለው በሚቀመጡበት ጊዜ በጣም የሚገርመው ምቾት ይሰማቸማቸዋል።

የባህር ዳር ተፈጥሮ በጣም የሚገርመኝ ተፈጥሮ ነው በባህር ዳር ውስጥ የሚያስታውሰኝ ነገር ቢኖር ሰላምን እና በጣም ሐይቅ ላይ ስንሄድ ሰላም ይሰማል።

የመስኖ ስራ ይመስላ በበጋ ከሚሰሩ ስራዎች ውስጥ አንደኛው ነው ይሄ ግብርና ስራ ይገርመኛል እንዴት የሰው ልጅ በበጋ ያልሆነትን ስራ በበጋው ወር ውሃ እየቀዳ ይሠራል ለመለወጥ ያለው እቅድ በጣም ልቤ ውስጥ ያስደስተኛል።

የቶርሽን ኤርባስ ጫማዎች ኤርባስ ጫማዎች በጣም የሚባለው የጫማ አይነቶች ውስጥ አንደኞቹ ናቸው እነዚህ ጫማዎች በጣም አሪፍ ናቸው በጣም ብዙ ሰዎች ስለነዚህ ጫማዎች አውርቶ መናገር አውርቶ መጨረሻ የማይችሉባቸው ሁኔታዎች ይፈጠራል ብዙዎች ይወዷቸዋል።

የጆሮ ጌት በጆሮ ላይ ከሚንጠረጠሉ የጌጣ ጌት ዓይነቶች ውስጥ አንደኛሆኑ ጆሮች ላይ አንጠልጥለን ጆሮቸው ላይ ጌት ከሚያደርጉበት የሴቶች የመዋቢያ ወይንም የመጋ የማጌጫ መንገዶች ውስጥ አንደኛው ስለሆነ ብዙ ሴሎች ይህንን ጌጣ ጌጥ ሲጠቀሙት እንመለክት አለት በጣም አሪፍ ቤሄት፡፡

ቢራ ቢራ አልኮል መጠቶቹ ፃነኝውኑ ግን ይህ አልኮል መጠጥ በጣም አስካሪ ከሚባሉ የአልኮል መጠጦች ስለሚመደብ ብዙ ሰዎች ይህንን መጠጥ የማይጠጡት እና የአልኮል ፐርሰንቱ ትንሽ ስለሆነ ብዙች ደግሞ ደፍረው የሚጠጡት የመጠጥ ዓይነት አልኮል መጠት ቢ

የባህር ዳር ተፈጥሮ እና አካባቢ በጣምኩ የሚገርመኝ አንድ ሀገር በንትን ተከባ መኖራ ባይጎች በተለያዩ ንግሮች ተከባ ስት ኖር ሳይ በቃ በጣም ደስ የሚያሳኘ መቀኒ ነገር እንዴት ዓይነት ምን ምናይት የታደለች ሀገር ናችው ብዬ አሰባለው፡፡

የሶፉመር ዋሻ የሶፉመር ዋሻ በኢትዮጵያ ውስጥ ካሉ የቱሪዝም መስቦች ውስጥ አንደኛው ሲሆን ይህ ዋሻ በጣም ከሚያስገርሙ ዋሾች አንደኛው ስለሆነ ብዙ ሰዎች ይህን ዋሻ መጥተው መጎብኘት እንደህልም የሚታደሙበት ወይንም እንደስና የሚቆጽሩበት ሁኔታ እንዳለ ነው።

የመዳን የእፅዋዋት የመድሃኒ የእፅዋት ለመዳት ከሚውሉ የሰዋቶች ውስጥ አንደኛሆኑ እነኛ ፅዋቶች አብዛኙ ጊዜ ለመዳሄትነት ከመውላቸው የተነሳ አብዛኛ ጊዜ በዱር እና በጫቃ ከሚገኙ የሥዋዓት ዓይነቶች ውስጥ የሚመደቡ ስለሆኑ ብሱ ሰዎች ስለ እነዚህ ጸዋቶች አግኖ ት ያወሩ አለ

የርቀት ትምህርት የእርቀት ትምህርት በጣም አሪፍ የሚባለ የትምህርት ስርዓት ወገር ብዙ ሰዎች ይህን የትምህርት ስርዓት ሲከታተሉት ወይም ሲሰሙት እንመለገትም ይህ የትምህርት ሥርዓት ብዙ አሪፎኖሳለ ብዙ ሰዎች ይህንን የትምህርት ስርዓት መከተል አይፈልጉ እና ይህን የትምህርት ስዓት ለምን ይመስላቸዋል መከተል የማይፈልጉት?

የፀር ፋሽን የጸጉር ፋሽን የተለያዩ ፋካራ ጸጉሮችን ከምና አስኬጥባቸው እና ከምና ሳመርባቸው የጉፋሽኖች ውስጥ አንደኞ የሆኑ የጸጉር ፋሽን ነው እና ይ የጸጉር ፋሽን በጣብ ካሪፍ ከሚባሉ የፋሽዎች ውስጥ አንደኛ የጸጉር ፋሽን ነው።